ይህ ምስሉ ላይ የምናየው ብዙ ምግቦሽ የያዘ እንጀራ፣ ወጥ፣ የስጋ ወጥ፣ የእንቁላል በላይ የተደረገበት ደስ የሚል ብዛት ያለበት የኢትዮጵያ ምግብ ነው።

ይህ ኒሳ የፀጉር ማስወከጃ ክሬም ነው ።ለምሳሌ በብብት አካባቢ የሚወጡ አላስፈላጊ ፀጉሮችን ማስወገጃ ክሬም ነው ።